ስዕሉ ላይ ምንመለከተው አካፋነው የአካፋን የብረቱ ፖርት ብቻ ነው ምናየው። ነጭ ና ጥቁር ቀለም ያለው ነው። የታችኛው ፓርት ብቻ ነው። ዚጋ የምንመለከተው 29 የሚልቁትር በነጭ ና በሰማያዊ ተጽፎ በታል።